ይህ ቪዲዮ እንደታየኝ ከሆነ እኔ የሚያሳየን ልዩነታችን ሁሌም አንድነታችን እንደሆነ ነው። ያው አንድ ነን ሁላችንም አንድ ዛፍ የአንድ ዛፍ ፍሬዎች ነን እኛ እና ጥቁርም ሆነ ነጭም ሆነ ረጅምም ሆነ የበሰለም ሆነ ያልበሰለም ሆነ መነሻው ከአንድ ቦታ እንደሆነ ያሳያል።

ይህ ደግሞ በጣም የሚያሳዝን አንዱ ኢትዮጵያዊ በለጋ እድሜው የተቀሰፈ ድምጻዊ ነው በጣም ተስረቅራቂና የሚገርም ሰው ነው ማድንጎ ያው ድምጽ ካላቸው ሰዎች በጣም የተለየ እና የሚወደድ ነው።